ይህ በምስሉ ላይ የምትመለከቱት የኢትዮጵያን ባህል ለማሳየት ሲሆን በድሮ ጊዜ ገና ወፍጮ ሳይመጣ የኢትዮጵያ ሴቶች በድንጋይ እህል ይፈጩ ነበር ። ያን ለማሳየት የተደረገ ስራ ነው ይሄኛው ።